የምንመለከተው ተማሪዎች ጥናት ወይም ስልጠና እያደረጉ እሚያሳይ ምስል እንመለከለታን ።

ይህ በምስሉ ላይ የምንመለከተዉ የእፅዋት እድገት ለዉጥን እንመለከታለን ማለት ነዉ። ከብቅለት ጀምሮ ምን አይነት የእድገት ለዉጥ ያሳያል የሚለዉን እንመለከታለን። እንዲሁ ለእፅዋት ምቹ የሆነ የአፈር ላይ በጥቁር አፈር ላይ የበቀሉ እፅዋቶችን እንመለከታለን።

ይህ በምስሉ ላይ የምንመለከተው የመኖሪያ ቤት እንመለከታለን ከውጭ ላይ የተለያዩ አረንጓዴ አበባዎች እና ወለሉም እንደዚሁ ባማረ ሁኔታ የተሰራ ቤት የመኖሪያ ቤት እንመለከታለን ።

ይህ የምንመለከተዉ አንዱ የኢትዮጵያ የባህል አከባበር ዘዴ ነዉ። እንዲሁም ቄጤማ ሳር እየተጎዘጎዘ ነዉ የሚታየዉ ብዙ ጊዜ በዓዉደ ዓመት በተለያዩ ቦታዎች የሚደረግ ስነ- ስርዓት ነዉ።

በምስሉ ላይ የምንመለከታቸዉ በተለያዩ የሙያ መስክ ላይ ተሰማርተዉ የጥበብ ሙያ ላይ ተሰማርተዉ የተለያዩ መለያ ልብስ ነዉ እየሰሩ ያሉት።

በምስሉ ላይ የምንመለከተው የሰብል ስብሰባ ገበሬ ከማሳው ጤፍ እየሰበሰበ የሚያሳይ ምስል እንመለከታለን። ገበሬዎች በማህበር ሆነው በአንድ ላይ ሆነው ሰብል እየሰበሰቡ የሚያሳይ ምስል ነው።

ይህቺ የምንመለከታት ሴትዮ እንግዲህ አትክልቶቿን በመንከባከብ በመኮትኮት ላይ ትገኛለች ማለት ነው ።የያዘችው አትክልቶችን የመኮትኮቻ መሳሪያ በእጇ ይዛ አትክልቶችዋን እየኮተኮቶች ትገኛለች ማለት ነው።

ማህበረሰቡን ከቦታ ቦታ በማጓጓዝ ኣገልግሎት ላይ ያለ ባስ እናያለን ማለት ነው። ይህም በየአቅጣጫው ማህበረሰቡን ወደስራ ወይም የሚያደርስ እቃ ነው ማለት ነው።

ይህ በምስሉ ላይ የምንመለከተው የመስቀል ደመራ ። የደመራ ቃጠሎ እንመለከታለን የባህላዊ እና ሃይማኖታዊ መገለጫን የያዘ የመስቀል ደመራ እንመለከታለን ።

ይህ በምስሉ ላይ የምትመለከቱት እንግዲህ በብዙ እቃዎች የተሞላ ሱቅ ነው ማለት ነው። ይህም በጣም ብዙ የተለያዩ የሱቅ እቃዎችን የምናገኝበት ቦታ ነው ማለት ነው።

በምስሉ ላይ የምንመለከተው ወጣት በእጁ ዱላ የያዘ እና የባህል የሙዚቃ ተወዛዋዥ የሚመስል አቋቋም የያዘ ወጣት እንመለከታለን ።

ይሄ የሚታየው የህፃን ልጅ ፀጉር ነው በደንብ የተፈረዘ እና በነጭ ቢራቢሮ ቀለም ያለው ፀጉር ማስያዣ የተያዘ ነው።

ይህ በምስሉ ላይ የምንመለከተው የተቃወሞ ወይም የድጋፍ ሰልፍ በሚመስል መልኩ የአካባቢው ማህበረሰብ ወቶ ሰልፍ እያካሄደ የሚያሳይ ምስል እንመለከታለን።

በተለያዩ ቀለማት የተሰሩ የተለያዩ ጌጣጌጦችን እንመለከታለን። ቆንጆ ቆንጆ የሆኑ ዘንቢሎች እንዲሁም ሳህኖች እንመለከታለን ማለት ነው።

እ ይህ የሙዚቃ መጫወቻ መሳሪያ ነው የምንመለከተው። የሙዚቃ ማጀቢያ ድምፅ የሚወጣበት እና እንዲሁም ሙዚቃ የሚያጫውትልን ሴትዮ እንመለከታለን።

ይህ በምስሉ ላይ የምንመለከተው አረጓዴ እፅዋት ፍሬዎችን እንዳፈራና ጥቁርና እንደ ቀይ ፍሬዎችን ያ ማለት የበሰሉና ያልበሰሉ ፍሬዎችን የያዘ አረጓዴ እፅዋቶችን እንመለከታለን።

ይች በምስሉ ላይ የምንመለከታት ሴትዮ ዞማ ጸጉር በሹርባ መልኩ የተሰራ ያላት እና የአንገት ወርቅ የጆሮ ወርቅ የለበሰች ከሞላ ጎደል ያለ ልብስ የምትታይ ሴትዮ እንመለከታለን።

ይህ በምስሉ ላይ የምንመለከተው ኧ.. ሀኪም ለታከሚዋ የታከሚች የሚያደርገውን ምን ያህል ምን አይነት እንክብካቤ እንዳለ ያሳያል። እሱም የአይን ምርመራ የተደረገላት ያመለክታል።

እኒህ የባህል ሙዚቃን የሚጫወቱ የራያ አካባቢ አለባበስን የባህል ልብስ ተጠቅመው የሚያቀርቡ አይነት ምስል እንመለከታለን።

ይህ የምንመለከተው የቴሌ ብር የጥቅል ማስታወቂያን ነው የሚመለከተው። የበአላት የጥቅል ማስታወቂያ በቴሌ ብር አማካኝነት።

ይህ በምስሉ ላይ የምንመለክተው ወጣት ቆንጆ የጸጉር ያለዉና ጆሮው ላይ የጆሮ ጌጥ የለበሰ ቆንጅየ ወጣት በምስሉ ላይ እንመለከታለን።

ይህ በምስሉ ላይ የምንመለከታቸው ባህላዊ ምግቦች እንመለከታለን በሸክላ ላይ እንደው በባህላዊ መልኩ የተሰሩ መሶቦችን ኧ እንዲሁም ሽሮ፣ ቃሪያ የተለያዩ አይነት ምግቦችን በምስሉ ላይ እንመለከታለን።

ከቃሪያ ቲማቲም ጥቅል ጎመን እንጀራ እንደ አጠቃላይ እነዚህ በየአይነቱ ተዘጋጅተው የተሰናዱ ምግብ እንመለከታለን።

ፀሀይ ስትገባ የሚያሳይ ምስል እንመለከታለን። ፀሀይ ስትገባ ምን አይነት ቀለም ሊኖራት እንደሚችል ቆንጆና ያማረ የሆነ ቀለምን እንደምትይዝ እንዲሁም በዉሀ ላይ ያላትን ነፀብራቅ ያሳያል።

ይህ የምንመለከተው የገጠር ቀበሌ ነው ገጠርማ አካባቢ ላይ የሚገኙ መንደሮችን እንመለከታለን የተለያዩ ቆርቆሮ ቤቶች፥ ሳር ቤቶች እንዲሁም የእንጨት አጥሮች እንዳሉ እንመለከታለን።

አረንጓዴ እጽዋትን እንመለከታለን ማለት ነው። የጎመንዘር የጎመንነት ዘር ያለው እጽዋት ነው። በምስሉ ላይ የምንመለከተው ።

ይህ አለባበስ ያለባበስ ፋሽንን እንመለከታለን የተለያዩ የሀገር ባህሎችን አሰባጥሮ የያዘ የአለባበስ ፋሽንን እንመለከታለን።